በባህላዊ መንገድም እንዲሁም በዘመናዊ መንገድ ይገነባሉ ባህላዊ መንገድ በኢትዮጵያና በእንጨት ቤቶች ይሰራሉ እነዚህም ላከባቢው የቤት ፍላጎትን በመጠኑም ናቸው

ዜና ዛሬ የወጣው ዜና እጅግ ደስ የሚል እና ማራኪ አቀራረብ ለው የፊት ገልጽ በተደ እጅግ የሚያመር ነው ዜና ስብትናዳምት አንዳንድ ውቅተ ነገሮች እናዳምጣለን

ቡና በኢትዮጵያ በባህላዊ መንገድ የሚፈላው ስነ ስርዓት ነው። ቡና በሀገራችን በስኒ የሚጠጣ ሲሆን የሚፈላበትም በጀመና ነው። ቡና በሴቶች በኩል የሚፈላ ነው።